በመጠኑም ትልቅ የሆነና መልካም ይታወቀው የመጓሻ አይነት በጣም በመጠኑም ትልቅ የሆነና ቦታ በባህል ላይ የተለያዩበት ነው

ኮሮማን በመባል የሚታወቀው መጽሐፍ በደራሲ በአሉ ግርማ የተፃፈ በኢትዮ ኤርትራ ጦርነት ላይ መሰረት አድርጎ የተፃፈ የመጽሐፍ አይነት ሲሆን እጅግ በጣም ታዋቂ ተወዳጅነት መጽሐፎች ውስጥ አንዱ ነው።

ቻርጀር ከኤሌክትሮኒክስ መሳሪያዎች አንዱ ሲሆን ማለትም እንደ ስልክ እንደ ኮምፒውተር እና ሌሎችንም ቻርጅ በማድረግ ሀይል በመስጠት የሚያደርግ የኤሌክትሮኒክስ መሳሪያ ዕቃ ነው።

የላሊበላ ውቅር አባያተ ክርስቲያናት በሀገራችን ጥንታዊ ከሆኑ እጅግ በጣም ብዙ ዘመናትን ከስቆጠሩ ህንጻ ወይም ግንባታ መካከል የሚተከል እጅግ በጣም ድንቅ የሆነ እንዴት ተሰራ የስነ ህንጻ አይነት ነው

ውሻ በአብዛኛው በግለሰብ ቤት ውስጥ የሚገኝ የቤት እንስሳ ሲሆን ይህ የእንስሳ አይነት ቤትን ለመጠበቅ ከዛም አልፎ ደግሞ ለሰው ልጆች ጓደኛ ለመሆን የሚያገለግል የእንስሳ አይነት ነው። እና ሰዎች ከውሻ በላይ ታማኝ የሆነ አገልጋይ የለም ሲሉ ብዙውን ጊዜ እናዳምጣለን።

በቅሎ የቤት ውስጥ እንስሳቶች መካከል የም መደብ እንስሳስቶሆን ነዚህንሳዎች አህያ እና ፈረስብ አንድ ላይ በሚሆኑበት ጊዜ የሚወለደ ሳይነት ነው እናም ሌሎች እንስሳቶች ወይም እራሳቸውን ምድገ ችሉ ነዚህ ንስሳት ዓይነቶች ናቸው ወይም ሞደዳ ይችላሉ፡፡

ነጭ ሽንኩርት በባህላዊ ህክምና መድኃኒታችን መካከል አንዱ ሲሆን ይህ የእዋቱን ደግሞ የአትክልት አብዛኛውን ጊዜ የተለያዩ በሽታዎች ፈውስ የሆነ በተለይም ባህላዊ ህክምናን ሰዎች በሚመርጡበት ጊዜ ለብዙ በሽታዎች የሚታዛዝላቸው የመድሃኒት አይነት ነው።

ብሉ ናይል ሆቴል በባሃዳር የሚገኝ መዝነኛ ቦታ ሲሆን ይህ የመዝነኛ ቦታ ድግ በጣም ያማረ እና በተለይ እንከላይ ትራሱ ላይ ያለው እጊታ ጅግብ የሆነ ባሃዳርን በደም የሚያሳይ የመዝነኛ ቦታ ነው እና ይህ የመዝነኛ ቦታ በባሃዳር በአባይ ማዶ የሚገኝ ቦታ ነው።

እርሳስ ብዙን ጊዜ ሕፃናትን በተለይ ለጀመሪያ መጽሐፍን ወይም ደግሞ ጽፈትን በሚጀምሩበት ጊዜ የሚጠቀሙት የሕጽፈት መሣሪያ እቃ አይነት ነው። ይህ የሕጽፈት መሳሪያ እቃ ልጆች በሚለማመዱበት ጊዜ ጽሑፎችን እንዲሁም የተለያዩ ስዕሎችን ወረቀት ላይ እንዲያሰፍሩ የሚረዳ መሣሪያ ዓይነት ነው።

በህረር ከተማለይ የሚገኘው የሃረር የጀጎል ግንብ በመባል የሚታወቀው በቀድሞ ጊዜ ከአረብ ሀገራት የመጡ ሙስልሞች እራሳቸውን ከጦርነት ለመከላከል የገነቡት እንደ አጥር ወይም ደግሞ ለከተማችው ድንበር የተሰራ በር ሲሆን በስነ ሕንፃ እና ግንባትው እጅግ በጣም የተዋበ እና ትለይ አሰራር ያለ ቦታ ነው።

ስኒከር ጫማ ብዙን ጊዜ ሰዎች ምቾትን በሚፈልጉበት ጊዜ እንዲሁም ለስፖርት እና የተለያዩ ረዘም ያለ ቦታላይ እንዲሁም ምቾት የሚያስፈልገው ሥራ ላይ የምሠሩ ሰዎች የሚመርጡት የጫማ አይነት ነው ይህ የጫማ አይነትን በተለያዩ ድርጅቶች ብራንድ በመባል የሚታወቅ ቦታዎችን የሚገዛ እየጫማ አይነት ነው።

ኮምፕውተሪች ከኤሌክትሮንክስ እቃዎች መካከል የሚጠቀሱ ሲሆኑ እነዚህ ኤሌክትሮንክስ እቃ አይነቶች ሥራዎችን በቀላሉ ለማቀላጠፍ ብዙን ጊዜ ቢሮ ውስጥ ሰራተኞች እና እንዲሁም ደግሞ ሌሎች ኮምፕውተር ወይም ደግሞ የቴክኖሎጂ ነክ ሥራ ሚያስፈለጋቸው ሰዎች ሰዎችን የሚጠቀሙበት መሣርያ አይነት ነው።

የፊፍ መጣጠቢያ ሳሙናዎች ወይም ደግሙ ተለያዩ የፊት መታጠቢያ ተብለው የሚሸጡ ፕሮዳክቶች ከውበት መጠበቂያ ነገሮች መካከል የሚጠቀሱ ሲሆኑ እነዚህም ከተለያዩ እጥረ ነገሮች የተሰሩ ለፊት ከሚስማሙ ነገሮች የሚሰሩ ቃዎቹ ናቸው።